የቤት እንስሳት የቤት እንስሳት ለሰው ልጆች ስራ ለማገዝ ወይም ደግሞ ለምግብነት የሚያገለግሉ ሊሆኑ ይችላሉ። እንይህም በጣም አስፈላጊ ናቸው። ለምሳሌ በግ፣ ፍየል፣ በሬ፣ አህያ በቅሎ ፈረስን የአጠቃልላል። እርሶስ በጣም የሚመችዎት የቤት እንስሳት ምንድን ነው።

ማስታወቂያ ለምሳሌ የቢራ ማስታወቂያ የቢራ ማስታወቂያ ደንበኞችን ለመሳብ ብሎም ብዙ ሰዎችን ለማፍራት እንዲሁም ቢራውን ሰዎች እንዲጠጡት ለማድረግ የሚደረግ ንግግር ነው።

ዜና፦ ዜና ማለት ያለፉ ሁነቶችን የምንሰማበት ነው ለምሳሌ፦ በሬድዮም ወይም በቴሌቪዥን ሊሆን ይችላል።

የቤት እቃወች፦ ለምሳሌ መሶብ፦ መሶብ ማለት ለእንጀራ መብያነት በአብዛኛው የሀገራችን ክፍል የሚያገለግል አንድ የቤት እቃ ሲሆን ለእንጀራ መብያነት ወይም ደግሞ ለእንጀራ ማስቀመጫነት ሊያገለግል ይችላል።

ስነ ህንፃ ፦ ስነ ህንፃ ማለት የሰው ልጆች አጠቃላይ የቤት አሰራር ወይም ግንባታ ጥበብን የሚማሩባቸው የጥበብ ዘርፍ ነው ።

ግብርና፤ ግብርና ለሃገራችን ኢትዮጵያ የኢኮኖሚ መሰረት የሆነ አብዛኛውን በገጠሩ የሀገራችን ክፍል የሚካሄድ የገቢ ማግኛ ዋና የገቢ ምንጭ ነው። በጣም አስፈላጊም ነው። ለምሳሌ፦ እንደ እንስሳት እርባታ ወይም ደግሞ የሰበል ግብርና

የውበት መጠበቂያ የውበት መጠበቂያ የሰው ልጆች አካላቸውን ከብክለት ሰውነታቸውን ንህና ለመጠበቅ የሚጠቀሙበት መንገድ ነው። ለምሳሌ እንደ ሳሙና ውሃ ቅባት እና የመሳሰሉትን ያካተተ። እርሶስ የሚመቾ የውበት መጠበቂያ ምንድን ነው።

ፖለቲካ ለምሳሌ ምርጫ ፦ ምርጫ በሀገሪቱ ያለውን መንግስት ለመተካት ሲባል የሚካሄድ የህዝባዊ ውሳኔ ወይም ህዝባዊ ተሳትፎነት ያለበት ድርጊት ነው ።

ኤሌክትሮኒክስ፤ ኤሌክትሮኒክስ ማለት በኤሌክትሪክሲቲ የሚሰሩ የቤት ውስጥ ወይም ደግሞ የቢሮ ቁሳቁሶች ሊሆን ይችላል። ለምሳሌ እንደ ኮምፒውተር

መናፈሻ ለምሳሌ የተለያዩ ተራራዎች ለምሳሌ የተለያዩ ተራራዎች አብዛኛውን ጊዜ መናፈሻዎች የሚሰሩት በተራሮች ወይም በሀይቆች ሊሆን ዪችህላል።

ማሽኖች፦ ማሽን ማለት የሰው ልጆች በእጃቸው ከመስራት ይልቅ ስራቸውን ለማቅለል ሲሉ የሚጠቀሙባቸው ናቸው። ለምሳሌ፦ እንደ መፍጫ ማሽን

ፖለቲካ ለምሳሌ ህዝበ ውሳኔ፤ ህዝበ ውሳኔ ማለት ከፖለቲካ ውስጥ አንድ አካል ሲሆን ሰዎች ወይም በሀገር የሚኖሩ ህዝቦች የራሳቸውን ውሳኔ የሚገልጽበት መንገድ ነው።

መጠጦች፦ ለምሳሌ የአልኮል መጠጦች፤ የአልኮል መጠጦች በውስጣቸው አልኮልን የያዙ የመጠጥ አይነቶች ሲሆኑ ሰወች ሲራሳቸውን ዜና ለማድረግ የሚጠጧቸው የመጠጥ አይነቶች ናቸው። ከእነዚህም መካከል ቢራ አንዱ ይጠቀሳል።

ዜና ዜና ማለት አንድ ነው ያለፈ ክስተት የምንገልጽበት መቸ እንደተፈጠረ በምን እንደተፈጠረ የት እንደተፈጠረ የሚገለጽበት መንገድ ነው። ለምሳሌ የሬዲዮ ዜና፤ የቴሌቪዥን ዜና ሊሆን ይችላል ለአንድ መረጃ በጣም አስፈላጊ ነው።

የባህር ዛፍ ስሮች ወደ ውስጥ ጠልቀው በመግባታቸው በአፈር ውስጥ ያለውን ውሃ በመምጠጥ በድርቅ ወቅትም እንኳ በአንፃራዊነት የመቆየት ችሎታ አላቸው።

ማስታወቂያ ለምሳሌ የኮካ ማስታወቂያ የኮካ ማስታወቂያ በሰዎች ዘንድ ተወዳጅነት እና ብዙ ሰዎች ለመሳብ የሚደረግ የንግግር አይነት ነው።

የፅህፈት መሳሪያ እቃዎች ለምሳሌ ኮምፐመዩተር ከአንዱ አንዱ የፅህፈት መሳሪያ እቃ ሲሆን በወረቀት ላይ የሰፈሩ ወይም ከሌላ ቦታ ላይ የሰፈሩ ወደ ዲጅታል ለመቀየር ያገለግላል።

ማሽኖች ለምሳሌ፦ የእንጨት መሠንጠቂያ ማሽን የእንጨት መሠንጠቂያ ማሽን እንጨቶችን በተለያየ ቅርጽ እና ድዛይን ለመሰንጠቅ የሚያገለግል ማሽን ሲሆን ወንበሮችን፣ ሶፋዎችን እና የተለያዩ ቁሳቁሶችን ለመስራት ያገለግላል።

አርማ፦ አርማ ማኤት አንድን ሀገር ለመለየት የሚያገለግል ዋና ወይም አስፈላጊ ምልክት ነው። ይህም ከአንድ ሰንደቅ ዓላማ ላይ ሊቀመጥ ይችላል። በጣም ደስ የሚለው አርማ ምንድነው ወይስ የማል ሀገር አርማ ነው?

ፖለቲካ ምሳሌ ፤ የምርጫ፡- ምርጫ ከፖለቲካዊ እውነቶች መካከል አንዱ ሲሆን ይህም ሀገሪቱን ለመግዛት ወይም ለማስተዳደር በየአምስት አመቱ ወይም በተወሰነ ኢንተርቫል ይካሄዳል።

ጌጣጌጥ ለምሳሌ፦ የእጅ ቀለበት፤ የእጅ ቀለበት አንዱ ጌጣጌጥ ዓይነት ሲሆን, ይህም ቀለበት አብዛኛውን ጊዜ የሰው ልጆች ትዳር የያዙና ያልያዙ የሚለውን ለመለየት ያገለግላል።

እፅዋት:- እፅዋት ማለት ለምሳሌ ወይራ ወይራ ማለት በጣም ጠንካራ ከሆኑት እፅዋቶች መካከል አንዱ ሲሆን ይህም ለማገዶነት ወይም ለቤት መስሪያነት ሊያገልግል ይችላል።

ሃይማኖት ሃይማኖት ማለት ሰወች የሚከተሉት ዕምነት ሲሆን ለምሳሌ፦ እንደ ኦርቶዶክስ ሀይማኖት እንደ ሙስሊም እንደ ፕሮቴስታንት ነው።

ሙዚቃ ለምሳሌ፦ በገና፤ በገና ማለት ከሙዚቃ ለመጫዎት የሚያገለግል አንዱ እንደ ማጀበያነት የሚያገለግል አንዱ የሙዚቃ መሳሪያ ነው።

የጽሕፈት መሣሪያ ዕቃዎች ለምሳሌ እስኪርቢቶ እስኪርቢቶ በጽሑፍ ላይ የተጻፉ ወይም በአይምሮ ላይ የሚገኙ ነገሮችን በጽሑፍ ለማስፈር የሚያገለግል አንዱ የጽሕፈት መሣሪያ ነው።

ስራ፦ ስራ ማለት የሰው ልጆች ገቢ ለማግኘት ሲሉ የሚሰሩት ነገር ነው ዋናም የገቢ ምንጭ ነው ለሰው ልጆችም በጣም

አርማ አንድን ድርጅት፣ ምርት ወይም ተቋም የሚወክል ልዩ ምልክት ወይም ንድፍ ሲሆን በቀላሉ የሚታወቅ መሆን ይኖርበታል።

ሕግ አስከባሪ ሕግ አስከባሪ ማለት የአንድን ሀገር ህግ የሚያስከብር ወይም የሰዎችን ሰላማዊ ሁኔታ የሚረብሹ ነገሮችን የሚከላከል እንደ ፖሊስ፣ ሚሊሻ ያሉ ሰዎችን የሚያጠቃልል ነው።

የቤት እንስሳት ፡-አህያ ከቤት እንስሳት መካከል አንዱ ሲሆን የተለያዩ እቃዎችን ለማጓጓዝ ይረዳናል።

ጌጣጌጥ ለምሳሌ ፦ቀለበት ቀለበት፦ አንዱ የጌጣጌጥ አይነት ሲሆን የሰው ልጆች ውበታቸውን ለመጨመር ወይም የተለየ ምልክት ለማድረግ የሚጠቀሙበት ነው። ለምሳሌ ቀለበት አንድ ሰው ያገባ እና ያላገባ የሚለውን ለመለየት ያገለግላል።

ቡና ቤቶች በዋናነት ቡናና ሌሎች ትኩስ/ቀዝቃዛ መጠጦችን የሚያቀርቡ ሲሆን ምግብ ቤቶች ደግሞ የተለያዩ ዓይነት ምግቦችን ያቀርባሉ።

ጫማዎች፦ ጫማ ማለት የሰው ልጆች እግራቸውን ከጉዳት ለመከላከል የሚጠቀሙበት የልብስ አይነት ነው ፤ ለምሳሌ እንደ ሲኒከር ጫማ ፥ ቆዳ ጫማ እና የመሳሰሉትን የያዘ ነው።

ማበረሰብ ማህበረሰብ ማለት የራሱ የሆነ ባህል፣ ወግ ፣ማንነት ያለው በአንድ አካባቢ የሚኖር የሰዎች ስብስብ ነው። ለምሳሌ የአገው ማህበረሰብ ።

መሰረተ ልማት ለምሳሌ የጤና ተቋማት የጤና ተቋማት ለአንድ ማህበረሰብ የሚሰጡት አገልግሎት ጉልህ ነው ለምሳሌ የጤና አጠባበቅን ትምህርት ለመስጠት ወይም ደግሞ በአካባቢው ጤና መታወቅ ሲጀምር ችግር ሲፈጠር ያንን ለመፍታት ይጠቅማሉ።

አርማ ማለት አንድ ሀገር የሚገልጽ መለያ መልክት ሲሆን ይህም በአንድ አገር ሰንደቅ አላማ አብዛኛው ጊዜ የሚቀመጥነው።

ግብርና ግብርና ማለት በሀገራችን ዋነኛ የሀብት ምንጭ ሁኖ የሚያገለግል አብዛኛውን ጊዜ በገጠሩ ማህበረሰብ የሚከናወን የሀብት ማግኛ ዘዴ ነው።

ኤሌክትሮኒክስ ኤሌክትሮኒክስ ማለት በኤሌትሪክ ሲቲ የሚሰሩ እቃዎችን የሚያጠቃልል ነው ለምሳሌ እንደ ኮምፒውተር ቴለቪዥን እና የመሳሰሉ እቃዎችን ይይዛል እርስዎስ በጣም የሚመቸዎት የኤሌክትሮኒክስ አይነት ነው።

መሰረታዊ አገልግሎቶ ለምሳሌ የጤና ተቋማት:- የጤና ተቋማት የሰዉ ልጆች ወይም የማህበረሰቡን ጤና ለመጠበቅ ወይም ደግሞ በማህበረሰቡ የጤና ችግር ሲገጥም ያንን ለመፍታት የሚያገለግሉ ተቋማት ናቸዉ።

ማስታወቂያ ለምሳሌ የጫማ ማስታወቂያ የጫማ ማስታወቂያ የሰው ልጆች ጫማውን እንዲገዙት እንዲለብሱት እና በሰዎች ዘንድ ተወዳጅነትን ለማትረፍ ሲባል የሚደረ ሰዎች

መልካምድር ፦ መልካ ምድር ማለት የአንድን ቦታ አቀማመጥ ሁኔታ የሚገልጽ ወጣ ገባውን ፣ ተራራውን ፣ሸለቆን ፣ ጋራውን ፣ ሸንተራሩን የሚገልጽ ቦታ ነው ።

መጠጦች ፦ ለምሳሌ ጠላ ፦ ጠላ በሀገራችን በገጠሩ ክፍል የሚዘጋጅ የመጠጥ አይነት ሲሆን ይህም መጠጥ ከጌሾ ፣ ብቅል እንዲሁም ከእህል አይነቶች እንደ ስንዴ ፣ ማሽላ እና ገብስ ከተመሳሰሉት ይዘጋጃል ።

ቱሪዝም ቱሪዝም ማለት ሀገር እንደገቢ ማግኛ የሚያገለግል ሲሆን ይህም የተለያዩ ለመሳብ ያገለግላል በተለይ በሀገራችን ኢትዮጵያ ብዙ ታሪክ ያላት

የሱፐር ማርኬት ምርቶች ለምሳሌ የሕፃናት አልሚ ምርቶች የሕፃናት አልሚ ምርቶች ሕፃናት አካላቸውን ብሎም ጤናቸውን ለመጠበቅ ሲባል ለነሱ ብዙ ንጥረ ነገር የያዙ ምግቦች ናቸው::

ማስታወቂያ ለምሳሌ የጫማ ማስታወቂያ የጫማ ማስታወቂያ ሰዎች ጫማዉን እንዲገዙት እና እንዲለብሱት እና የሰዎችን ፍላጎት ለሟሟላት የሚደረግ ንግግር ነው።

ታዋቂ መሪዎች ለምሳሌ አጼ ምኒልክ፦ አጼ ሚኒሊክ ኢትዮጵያን ከመሩ መሪዎች መካከል አንዱ ሲሆን ለምሳሌ እሱን ከምናስታውስበት አንዱ የአድዋ ታሪክ ይጠቀሳል ፤ይህም ለመጀመሪያ ጊዜ ነጮች በጥቁሮች የተሸነፉበት ታሪክ ነው።

ቤት ማለት ለሰው ልጅ አስፈላጊ ወይም መሰረታዊ ፍላጎት ከሚባሉት መካከል አንዱ ሲሆን የዚህም ምሳሌ የቆርቆሮ ቤት፥ ቪላ ቤት ነው።

ምግብ፦ ምግብ ማለት ለአንድ ለሰው ልጆች በጣም አስፈላጊ የሆነ መሰረታዊ ፍላጎት ከሚባሉት መካከል በጣም አስፈላጊ ሲሆን ይህም እንደ እንጀራ ወይም ደግሞ በሀገራችን ተወዳጅ የሆነውን እንደ ሽሮን ያካትታል። እርስዎስ የሚመቸዎት ምግብ ምንድን ነው?

የቢሮ እቃዎች ለምሳሌ ኮምፒውተር ፦ ኮምፒውተር ማለት በአንድ የቢሮ ተገልጋዮች ውስጥ የሚጽፉትን ነገር ዲጅታላይዝድ ለማድረግ የሚጠቀሙት አንድ የኤሌክትሮኒክስ መሣሪያ ነው ።

መጓጓዣ መጓጓዣ ማለት የሰው ልጆች እራሳቸውን ወይም ደግሞ እቃዎቻቸውን ከቦታ ቦታ የሚያጓጉዙበት መንገድ ነው። ለምሳሌ ብሌን ሊሆን ይችላል። ፕሌን ማለት በአየር ላይ ሰዎችን የሚጭን ወይም ደግሞ እቃዎችን የሚጭን አንዱ የመጓጓዣ አይነት ነው።

ባንዲራ:- ባንዲራ ማለት ለአንድ ሀገር መለያ ምልክት ሆኖ የሚያገለግል ሲሆን ይህም አንድን ሀገር ሉዓላዊነት ይገልፃል። ይህም ለአንድ አገር በጣም አስፈላጊ ነዉ። እርስዎስ በጣም የሚመችዎት ባንዲራ ምንድን ነዉ?

ግንባታ:- ግንባታ ማለት አንድን ግንብ ለመገንባት የሚያስፈልጉ ወይም አንድን ህንፃ ለማነፅ የሚያስፈልጉ እዉቀቶችን የምናገኝበት አንዱ ነዉ።

ባህል ለምሳሌ ሰዎችን የመርዳት ባህል ሰዎች የመርዳት ባህል በአገራችን የጎለበተና በጣም የሚታወቅ አንዱ ባህል ሲሆን ሰዎችን በጉልበትም ሆነ ወይም በተለያየ የእርዳታ አማካኝነት የመርዳት ባህል ነው።

የቢሮ እቃዎች የቢሮ እቃዎች በቢሮ ውስጥ የሚሰሩ ሰራተኞች የሚጠቀሙባቸው ወይም የሚገለገሉባቸው ዋነኛ ወይም መሰረታዊ በጣም አስፈላጊ የሆኑ እቃዎች ናቸው። እነዚህም ኮፒውተሮችን ጠረቤዛዎችንና መደርደሪያዎችን እስክርቢቶዎችን ሊይዙ ይችላሉ።

ልዩ ልዩ መሳሪያዎች ለምሳሌ መጥረቢያ እንጨቶችን ለመፍለጥ ወይም ደግሞ የማገዶ እንጨቶችን ለመፍጠር የምንጠቀምበት ከብረት የሚሠራ አንዱ የመሳሪያ አይነት ነው።

ማስታወቂያ ለምሳሌ የስራ ማስታወቂያ። የስራ ማስታወቂያ አንድ ድርጅት የሆነ ስራ ሰውን ለመቅጠር ስራ ሲያወጣ ስለ ስራው የሚያብራራልን ወይንም የሚገልፅ የሚያወጣው ፅሁፍ ነው።

ጌጣጌጥ ለምሳሌ የጆሮ ጌጣጌጥ የጆሮ ጌጣጌጦች የሰው ልጆች ውበታቸውን ለመጨመር ሲሉ ከጆሯቸው ላይ የሚያደርጓቸው ጌጣጌጦች ናቸው እንህን ጌጣጌጦች በስጦታ መልክ ከትዳር አገራቸው ሊበረከትላቸው ይችላል።

መዝናኛ ለምሳሌ የስፖርት ማዘውተሪያ ስፍራዎች የስፖርት ማዘውተሪያ ስፍራዎች የሰው ልጆች ከስራ የተኮሳተረውን ወይም የተወጣጠረውን ሰውነታቸውን ለማፍታታት ብሎም ራሳቸውን ለማዝናናት የሚሄዱበት አንዱ የመዝናኛ አካል ነው።

ልዩ ልዩ መሣሪያዎች ለምሳሌ መጋዝ መጋዝ አንዱ ከልዩ ልዩ መሣሪያዎች መካከል ሲሆን እንጨትን ለመቁረጥ እና ለመሰንጠቅ ወይም የተለየ ቅርጽ ለማውጣት ሊያገለግል ይችላል።

ባህል ባህል ማለት በአንድ ማህበረሰብ ውስጥ የሚታወቅ የአካባቢው ማህበረሰብ የሚገለጽበት ማንነት ወይም ማህበረሰቡ የሚያደርጋቸውን እውነቶች የሚገልጽ ነው።

ባህል ባህል ማለት በአንድ አካባቢ ወይም ማህበረሰብ የሚገኝ የአካባቢውን ስርዓት የሚገልፅ ወግ ታሪክ ማንነት የሚገልፁበት መንገድ ነው ።

ቀዝቃዛ መጠጦች ለምሳሌ ቀዝቃዛ መጠጦች የሰው ልጆች ራሳቸውን ዘና ለማድረግ ወይም ደግሞ ብዙም የአልኮል ይዘት የሌላቸው መጠጦች ናቸው ከነዚህ መካከል እንደ ሚሪንዳ ኮካ የያዙ ናቸው።

ጸጉር ለምሳሌ የበግ ጸጉር የበግ ጸጉር ለተለያዩ አገልግሎቶች ሊውል ይችላል ለምሳሌ በባህላዊ መንገድ ለለምድ ሊያገለግል ይችላል ወይም በዘመናዊ መንገድ ደግሞ ለልብስ መስሪያነት እንደ አንድ።

የሱፐር ማርኬት ምርቶች ለምሳሌ ሎሚ ሎሚ በሱፐር ማርኬት ውስጥ የሚሸጥ የሰው ልጆች ጤንነታቸውን ለመጠበቅ የሚጠቀሙበት አንዱ ፍራፍሬ ዘር ነው።

ስፖርት ለምሳሌ የእግር ኳስ የእግር ኳስ በአለማችን ላይ በህብረተሰቡ ዘንድ ደስታን ወይም በጣም ተወዳጅነትን ያለው አንዱ የስፖርት ዘርፍ ነው። ይህም ጨዋታ በጣም አዝናኝ እና ማራኪ ነው።

ዜና ዜና ማለት ያለፉ ሁነቶችን የምንገልጽበት ለምሳሌ በሬድዮ ሊሆን ይችላል ወይም በቴሌቭዥን ሊሆን ይችላል፤ ይህም የስፖርት ዜና የቢዝነስ ዜና ሊያጠቃልል ይችላል እርሶስ የምን አይነት ዜና ይመቾታል።